በነጭ ድንኳን ጀርባ የተለያዩ ዛፎች አሉ እንደዚሁም የባህል ልብሶች አሉ የአማራ ሚዲያ ኮርፖሬሽን ደግሞ ጥልን በባህር ዳር የሚል የባህርዳርን ከተማ ገፅታ ለማሳየት መልካም ዕድሎችን መሆናቸው ተገልጿል የሚል ሁፍ ድሮ የተከበረ ይኬድ ነበር።

በጣም ብዙ ሰዎች ያሉ ሰዎች አሉ የተላየ ልብስን ይለበሱ ሴቶች አሉ ወንዶች አሉንድሆን መጽሐፍ እያነበቡ ነው መጽሐፋቸውን ተገልጡ አል እንደዙን ደሞ ስወደ በጀርማስ እና የተደረደሩ መጽሐፍቶች አሉ የተላየ ልብስ ቃ ይህናች።

ሶስት የተለያዩ ሰዎች ሚሊታሪ የለበዙ ሶስቱ መገናኛ የያዙ እንደሁም ሁለቱ ሽርጥ የለበሱ አንድኛው ከ ነጭ እና ዝንጉርጉር አንደኛው ደግሞ ጥቁር እና ዝጉርኩር ሽርጥ የለበሱ አንድኛው መሣሪ የያዘ ናቸው።

አንድ ሴታለጅ ተፉን ራዋና ጭቃላ ተቅባች ክ ጫማይ የለብ ስርቱ ጫማው እቃይ ከላር ህለው ከህረጅ እግራ ላይ ስንሰለት አደልያለች አንዲካሆን ደግሞ ጫማንልበች ዝዋልጫማዋን ለክበ አንዱ በፋ ንብዝዋላችው

ይህ የእናታችን የቅዲስት ድንግድ ማሪያም ስዕለ አድኖ ከስዕለ አድኖ በላይ አረንጓዴ፣ ቢጫ የነትለም መስቀል አለው አረንጓዴ፣ ቢጫ ባንድራዎችም ተሰቅላዋል። ካህናቶች አሉ።

ቀይ ሴት ናት ጸግሯን የለቀቀች ፒንክ ከንፈሯን የተቀባች ኩሎ ተኳለች ወርቃምና ልብስ የለበሰ ከህዛን ነጭ ቀሚስ የለበሰች ሴት ፊት ለፊት ላይ ከጀርባ በኩል ጥቁር እና ነጭ የተቀባ ግድግደ ላይ ናት።